ገዙርፋሽ ይህ በተለይ ጉልበት አካባቢ እየቦቸቆ የተቀደሉ ሰው ልብሱን ከቀዶ እየለበተ ፋሽኑን እለህ ንዲት አይነት እንደ ያስገራኔ የሆነ በጣም አሁን ፋሽን ግሩም ንደ ያስገራን ይኮኑም።

ባህላዊ ህክምና ክንታሮት ነቀላም ያደርጉታል ፣የተለያየ እፅዋቶችን በመቀመም ይነቅሉታል ያው በጣም አስገራሚ ጥበብ ነው።

እማሆይ ገላነሽ ምግብ ቤት ይህ ምግብ ቤት በባህር ዳር ከተማ የሚገኝ ትልቅ ምግቤ ሲሆን ይህ እማሆይ ገላነሽ ምግብ ቤት ም የተሰየመ በጣም የሚያምርና ውብ የሆነ ታሪክን የያዘ ምግብ ቤት ነው።

ሰዓት ይህ የእጅ ጌጥ አይነት ነው በጣም የሚያስገርመኝ ነው እጅ ላይ ተደርጎ ውበት የሚሰጥ ፍጥረት ነው በኋላ ደሞ ሰዓትን እና ቦታን የሚናገር።

የጎጃም ማህበረሰብ፤ የጎጃም ማህበረሰብ ደስ ይላል። መሬቱም ሜዳ ነዉ ያርሳል ቁምጠዉን ይለብሳል ፎጣዉን ይለብሳል። ኧረ ደስ የሚል ማህበረሰብ በዛላይ አረቂዉን ይጠጣል።

የትግራይ ክልል ባንድራ ይህ ባንድራ በቢጫ እና ቀይ ያሸበረቀ መሀል ላይ ኮኮብ ምልክት ያለው የሚያምር ቀለምን ከቀለም አዋህዶ የያዘ ደስ የሚል ነው። በኢትዮጵያ ውስጥ ካሉ የሚያማምሩ ባንድራዎች ውስጥ የሚመደብ ነው።

መጠጥ ቤት መክፈትና መስራት ይህ የስራ አይነት ደግሞ ጠጪዎች ሲመጡ ያንን ባህሪ ተቋቁሞ እንዴት የሰው ልጅ ሊሰራ ይችላል ሰካራሙ ሲረብሽ ደግሞ ደግሞ ሌላው ሲመለከት የሚገርመው ስራ ነው እኮ የሚሰረው።

የሺመና ጥበብ ይህ የሚገርመኝ እኮ እንዴት አድርጎ ነው የሰው ልጅ ጨርቅን ሰርቶ ለመልበስ በድሮ ዘመን ያውም በድሮ ዘመን የሚገርም ጥበብ ነው እኮ! ያደረጉት ስራ ይገርማል!

ንጉስ ሆቴል እንዴት ዓይነት አስገራሚ ሆቴል ነው። በበጣም ነው የሚያምረው ሆቴሉ የመኪና ማቆሚያው የሌለ የለም በቃ እንዲያለ ዘና ሚያደርግ ሆቴል ነው። እረ ሆቴልማ በቃ ከሰሩ አይቀር እንዲህ ነው እንጂ ባል ሆቴል ከተባሉ።

የሸክላ አሰራር አሁን እዚህ ሰራተኞቹ የሚሰሩት ቡዳ ናቸው ግን ተቀባይነት የለውም ከሰው የማይጠበቅ ነገር ነው እንግዲህ እና በጣም አስገራሚ ጥበብ ነው ማለት እንዴ ስንቱ የቤት እቃ የሚሰራው በእነርሱ አይደል እንዴ።

ቀለበት አንዱ ሲጠይቀኝ በጣም ደስ የሚል በጣት የሚደረግ ጌጣጌጥነት ባላት የቃልኪዳን ምልክት ባል እና ሚስት እሚያደርጉት ነዉ።

የንግድ ስራ ማስታወቂያ ማስታወቂያ ነጋዴዎችም ሊሆን ይችላሉ ድርጅቶች የራሳቸውን ንብረት ለማህበረሰቡ ለማስተዋወቅ ሲሉ እንዴት አድርጎ እንደሚያወጡት እና እንደሚሰሩት በአጭር ደቂቃ ሙሉ ምርት በአንድ ታፔላ ምርታቸውን የሚያደርጉበት በጣም የሚገርም የፈጠራ ስራ ነው።

ለጅዝምፍጫ ማሽ ይህ ማሽንለ በጣም የሚገረው ማሽ ብዙ ነገሮችን ብዙ አትክልቶችን በአንድ ላይ ጨምቁ አደባልቁ ለመጠጥነት እንዲሁል የሚያደር ሚገረው እንኮ ነው እንዴት ያናያክል የሰው ልጅ ሊጠበብ ይችላል።

ሙዚካ አትክልት አይነቶች አንዱ ሲው ይህ ሌዩ ጣም የሚግርበኙ ትፍጥ ነው እንዴት ያነክል ፍራሬ ሊጣፍጥ ይችላል ይህ ራ በጣም የሚምር ፍሬን ሲያዎትኮ ሚጣፍጣ ይምስልኙን ሲበሉት በጣም ጣም ያለሆ ነው፡፡

የጎንደር ፋሲለደስ ይህ ስንህንፃ ግንባታ በጣዓመ ከሚድንቁ እንቁላለን አፍርጡ የሰውልጅ እንደ ጀሶ ተጠቅሞ የሚሩበት የሠሩበት መምር ጥበባችሁ ድንቅ ክሆኑ በዛ ዘመን ያውን በዛ ጊዜ ፕሎዝንም ያኛክል ጥበብ ማሳይታችሁ የሚገርም ከሆኑ

ኤዴን ምግቤት ይህ ምግብቤት ጣም በሚጣፍጡ ምግቦች የሚትሳ ቁጂ ዬ መልኳዋዴ ሞኮ ሲያምር ሃይ ሷጋ ቁንጂእና ችደመር ምግብ ጣም ደ የሚንግብ ብልቶኝለሰው

የትዮጵያ ባንዲራ ይህ ባንዲራ በጣም ከምንኮራባው ባንዲራዎች በአፍሪካ ውስጥ ከሚኮራባቸው ባንድራዎች አንዱ ደሞኮ የሚገርመዉ ብዙ ሀገራት የሱን ቀለም ወሰደው መስራታቸው እና በዛ መልክ ያነን ቀለም መሰዳያቸው ይግድምኛል።

ፍርጅ ቤት እቃዋዎች መካከል አንድኛው ሲሆን ይስዎሎጊ ከሠሯቸው ድንቅ ጥበቦች መካከል አንድኛው ነው የሚገድሞ ኮ ደሞ ምግብ ሳይpላሽ ለዛን ያከል ጊዜ እንዲቆይ ማድረግ ቁ የሚድንቅ የፈጠራ ውጤት ነው።